ወሲባዊ ግንኙነትን በግልጽ መነጋገር ጤናማ የስነ ወሲብ ጤና የጾታ አጋሮች መካከል ግልጽ ሀቀኛ እና ምቹ የሆነ የሀሳብ ልዉዉጥ ያስፈልገዋል። ስለ ፍላጎቶች ድንበሮች የጤና ሁኔታ እና የእርግዝና መከላከያ መነጋገር አለመግባባቶችን እና ችግሮችን ለመቅረፍ ወሳኝ ነዉ።

አመጋገብና ርጥበት እንክብካቤ በእድሜ የገፉ ሰዎች የምግብ ፍላጎታቸው ሊቀንስ ወይም በልዩ የጤና ሁኔታ ምክንያት የተመጣጠነ የምግብ አቅርቦት ለማግኘት መቸገር ሊያጋጥማቸው ይችላል። ይህም ከሚወስዱት መድሃኒት ጋር እንዲሁም ካላችሁ ሁኔታ ጋር የተለያዩ የጤና የምክር አገልግሎት በማድረግ ማገዝን ይጠይቃል።

ፀረ ፈንገስ መድሀኒቶች ፀረ ፈንገስ መድሀኒቶች የሚሰሩት የፈንገስ ሴሎችን በመግደል ወይም በመጉዳት ነው። ለተለያዩ የፈንገስ ኢንፌክሽኖች እንደ የአፍ ፈንገስ፣ የቆዳ ፈንገስ እንዲሁም የእግር ፈንገስ ለመከላከል ከፍተኛ የሚረዱ የመድኃኒት አይነቶች ናቸው።

የጆሮ ጤና የማየት ችሎታ መቀነስ ያለ የተለመደ ሲሆን ብቸኝነት ድብርትንና የውቀት አደጋን ይጨምራል መደበኛ የአይን ምርመራ ማድረግ መነጽር መጠቀም የምስሞት መረጃ መሳሪያዎችን መጠቀም እነዚህን ችግሮች ይቀርባል

የጤና ሠራተኞች መገኘት በቂ ብዛት ያላቸው እና ብቁ የሆኑ የጤና ሠራተኞች ሀኪሞች እና ነርሶች መኖራቸው ለጥራትና ተደራሽነት ወሳኝ ነው። በተለይም በገጠር አካባቢ የጤና ሰራተኞች እጥረት ይበዛል ፖሊሲዎች የስልጠና ተቋማትን በማስፋፋት ለገጠሩ ሰራተኞች ማበረታቻ በመስጠትና የደመወዝ ክፍያ በማሻሻል የሰራተኛን ስርጭት ለማሻሻል ይሰራል።

መደበኛ የጥርስ ሐኪም ምርመራ የጥርስ ጤናን ለመጠበቅ በየስድስት ወሩ 1 ጊዜ የጥርስ ሀኪም መጎብኘት ወሳኝ ነው። ሐኪሙ በጥርስ መበስበስ በድድ በሽታ ወይም በአፍ ካንሰር ሊሆኑ የሚችሉ ምልክቶችን በጊዜ ይለይና ወቅታዊ ህክምናን ይሰጣል።

የአዕምሮ ጤና ድጋፍ የስፖርት እንክብካቤ የአትሌቱን የአዕምሮ እና ስነልቦናዊ ደህንነትን ያረጋግጣል። ጉዳት መድረስ ፣የአፈፃፀም ጭንቀት ወይም ከመጠን ያለፈ ስልጠና የአዕምሮ ጤና ችግሮችን ሊያስሰከትሉ ይችላሉ። የስፖርት ሳይኮሎጅስቶች ድጋፍ በመስጠት አትሌቶች ከአዕምሮ ጤና እጥረት እንዲላቀቅ ይረዳሉ።

የድጅሽ በሽታን ያባብሳል ጥርስን ያበላሻል ካንሰርን የመጋለጥ እድል ይጨምራል እንዲሁም የጥርስ ህክምና ሂደቶችን ለምሳሌ የጥርስ መቅጣት የከላስኬትን ይቀንሳል። እና የጠቅላላ አካል ጤና

የህክምና ማዕከል ወይም ክሊኒክና የህክምና መዋዕከላት ከአነስተኛ ሆስፒታሎች ሲሆኑ በአብዛኛው የጤና የተመላለስ ታካሚ አገልግሎት ይሰጣሉ እንደ አጠቃላይ ምርመራ መደበኛ ስር የሰደዱ በሽታዎችን መከተልና ቀላል ህመሞችን ማከም የመሳሰሉ አገልግሎት አገልግሎቶች በመስጠት ለህዝቡ በቀላሉ ተደራሽ ናቸው

የሙቀት መቆጣጠር የሙቀት መቆጣጠርን ጠብቆ መቆየት በተለይም ከባድ ጉዳት ለደረሰባቸው ሰዎች ወሳኝ ነው። የሰውነት ሙቀት መቀነስ ፣የደም መርጋት ችግር ስለሚያባብስ ተጎጂዎችን መሸፈን እና ማሞቅ ወሳኝነት ያለው ነው።

ኢቮላ በአፍሪካ ውስጥ የሚከሰት በጣም አደገኛ እና ገዳይ የቫይረስ በሽታ ነው ቫይረሱ ከእንስሳት ወደ ሰው በተለይም የሌሊቱና ከዚያም ከሰው ወደ ሰው በደም ወይም በሌሎች የሰውነት አማካኝነት ይተላለፋል። ከባድ ትኩሳት የጡንቻ ህመም ማስታወቅ ተቅማጥና የውስጥ ደመወዝን ያስከትላል።

የህክምና አገልግሎት ከፍተኛ ባለሙያዎች ናቸው ተግባራቸው በሽታዎችን መመርመር ህክምና ማዘዝ የተካሚ የጤና ሁኔታ ሀኪሞች በመጀመሪያ አጠቃላይ ህክምናም እንደልብ ህክምና የህፃናት ህክምና ወይም ህክምና ባሉ የተወሰኑ ዘርፎች ላይ ስፔሻላይዝ ያደርጋል

የስራ ቦታ ጤናና ደህንነት የአካባቢ ጠና ሰራተኞችን በራ ቦታ ከሚደርሱ አደጋ ውጭ በሽታ አምጪያን እና አደገኛ ቁሶች ለመጠበቅ በሚደረጉ ጥረቶች ላይ ያተኩራል። ይህም የደህንነት መመሪያዎችን መውጣት፣ መከላከያ መሳሪያዎች ማቅረብ እና የስራ አካባቢ በመደበኝነት ምመምህርን ያካትታል።

የአደንዛዥ ሱስ እና የአእምሮ ጤና ያደንዛዥ ዕ እና የአዕምሮ ህመሙ ለምሳሌ ድብርት በተደጋጋሚ ሰዎች አዕምሮ ህመማቸውን ለማስታገስ ወይም ራስን ለማከም ወደ ወይም አልኮል ይዞሩ ይችላሉ። ስኬታማ ህገ መንግቱንም ችግሮች በአንድ ጊዜ በተቀናጀ መንገድ ያስፈልጋል ።

የአልኮልና ሱስ ማገቢያ ማእከል እነዚህ መገልገያዎች ሱስን ለማስወገድ እና ወደ ጤናማ ይወት ለመመለስ የሚመለስ የሚፈልጉ ሰዎች ያስተናገዳሉ የምክር አገልግሎት ክፍሎች የቡድን ቴራፒ ክፍሎችና አስፈላጊ ከሆነም የአልጋ ላይ ህክምና ክፍሎች አሏቸው

ደህንነቱ የተጠበቀ ጽንስ ማስዎረድ አገልግሉት የጽንስ ማስወረድ ህጋዊ በሆነበት ቦታ ወይም በጤና ምክንያት በሚፈቀድበት ጊዜ ደህንነቱ የተጠበቀ እና ጥራት ያለው አገልግሎት መስጠት ያስፈልጋል። ደህንነቱ ያልተጠበቀ ጽንስ ማስረድ በዓለም ዙሪያ የሴቶች ሞት እና የአካል ጉዳት ከሚያስከቱል ዋን ለዋና ምክንያቶች አንዱ ነው።

የጥርስ ሀኪም ፍርሃት ብዙ ሰዎች የጥርስ ፍርሃት አለባቸው ይደግሙ በጥርሳቸው ጤና ላይ አሉን ያስከትላል እንዲሁም አስፈላጊ የህክምና አገልግሎት እንዳያገኘው ያገዳቸዋል በመጠቀም ፍርሃት ለመቀነስ ይሰራሉ።

የሁርሞን ሚዛን እና ወሲባዊነት የሆርሞን መጠን መዛባት ለምሳሌ የቴስቲስትሮን ወይም ኤስትሮጂን በሴቶችም ሆነ በውንዶች ላይ የጾታ ፍላጎስ ላይ ተጸኖ ሊያሳደር ይችላል የስኖወሲብ ጤና ባለሙዮች የሆርሞን መጠነን መርምራው አስፈላጊ ከሆነም የሆርሞን ምትክክምና ወም ሌሎች የሕክምና ማራጮችን ሊመክሩ ይችላሉ፡፡

ኤች አይ ቪ አዲስ የሰውነትን በሽታም የመከላከል ስርዓት የሚያጠቀብ ቫይረስ ሲሆን በጊዜ ካልታከመው ወደ ኢርስ ሊያድርግ ይችላል። ቫይረሱ በዋነኝነት የሚተላለፈው ጥንቃቂ በጎደለው የግብረ ስጋ ግንኙነት ከተበከለ ደምጓር ንክኪ በመፍጠር እና ከእናት ወደ ልጅ በእርግዝና ወይም በጡት ማጥዋት ነው።

የሕዝብ ጤና ላብራቶሪ የሕዝብ ጤና ላብራቶሪዎች የተላላፊ በርሽተዎች ክትትል የምግብ እና የውሃ አድንነት ምርመራ እንዲሁም የክትባጥራት ቁጥጥረን የሚያከ ሄዱ የመንግስት ተቋማስ ናቸው። እነዚህም ህንፃዎች የሕዝብን የላብራቶሪ ውጤት በማስገኘት ተገቢሁን ሕክምና እንዲያገኙ ያስችላሉ።

ጽሁ እክብካቤ ክፍል የተለያዩዩ በሁስፒታል ውስጥ የሚገኝ በጣም ከፍተኛ እና ልዩ የሆነን ክብካቤ የሚሰጠበት ክፍል ነው ለወሳኝ የሰውነት አካላት እንደ ልብ እና ሳንባድ ጋፍ የሚያስፈልጋቸውን በጠና የታመሙት አካሚዎችን ያስተናገዳል። ከፍተኛ ቴክኖሎጂ ያላቸው መሳሪዎች እና ከፍተኛ ሥልጣኔ የውሰዱ በላሚዎች በቅርብ ይከታተላሉ።

የአባትነት ኃላፊነት እና ተሳትፎ የስነቱ ያሉ ጤና ጠረቶች ወንዶችን እንደ ተግብሩ ተሳታፊ ሳይሆን እንደ ንቋ ጋር እና ሃላፊነት የሚሰሟቸው አባቶች እንዲሆኑ ማበረታታት አለባቸው። ይህም በቤተሰብ እቅዱ ውሳኔዎች ላይ መሳተፍ፤ ለባልደረበው የቅድመወልድ ክትትልድጋፍ መስጠት እና የልጆችን አስተደረግ እና ጤና በመንክቧክብ ላይ እኩል ሃላፊነት መውሰድን ያጠቃልላል።

ሥር የሰደዱ ጉዳቶች አያያዝ ሥር የሰደዱ ጉዳቶች ለምሳሌም ቴንዴኒስ በጊዜ ሂደት ከልክ ያለፋ የአጠቃቀብ ጫና የሚመጡ ናቸ። ው የስፖርት እንክብካቤ የሥልጠናን ጭነት ማስተካከል የመዳኒት ትክምእና የፊዚዩ ቴራፒ እና የአሰራር ስተቶችን ማስተካከልን ያጠቃልለን።

የጥበብ ጥርስ አያያዝ የጥበብ ጥርሶች ሦስተኛው ሞላር ብዙውን ጊዜ ከአራ7ባት እስከ ሐምስ ባለው ዕድሜ ይወጣሉ። ባህፍ ውስጥ በእቂ ቦታ ከሌለ በተመጣጠነ መንገድ ሊወጡ ወይም በድድ ውስጥ ተቀብረው ሊቆዩ ይችላሉ። ይህ ሕመም ኢንፌክሽን እና ሌሎች ጥርሶች ላይ ጉዳት ሊያስከትል ይችላል።